ማስታወቂያ ምርትን፣ አገልግሎትን ወይም ሐሳብን ለተወሰነ ታዳሚ ለማስተዋወቅ የሚደረግ የሚከፈልበት የግንኙነት ዘዴ ነው።

መጠጦች፤ መጠጦች አሁን ላይ አሁን ባለንበት ሰአት በጣም አርኪ መጠጦች ናቸው። የሰው ልጅ በጣም የሚሳበባቸው መጠጦች ናቸው። ለምሳሌ ማንሳት ብንችል ቢራ፤ ቢራ በሃገራችን በጣም ተፈላጊ መጠጥ ነው።

ማህበረሰብ እና ቤተሰብ ፦ አንድት ሀገር ማህበረሰብ እና ቤተሰብ ካላት ሙሉ ናት። ማህበረሰብ ከሌላት ግን ምንም አይደለች። ለምሳሌ ብናነሳ ጫካ ወይም የዱር አራዊት ላይ ማህበረሰብ የለም። ቤተሰብ የለም። ምክንያቱም ምንም ሰው የለም።

ህግ አስከባሪ ለምሳሌ ማንሳት እንደምንችለው ፖሊስ ፖሊስ አሁን በአገራችን ላይ ጸጥታን በማስከበር ከሚታወቁ የህግ አስከባሪዎች መካከል አንዱ ሲሆን በጣም አገራችን ደህንነቷ የተጠበቀ እንዲሆን ያገለግላሉ።

መጓጓዣ እና ተሽከርካሪዎች ለምሳሌ ማንሳት እንደምንችለው መኪና መኪና አሁን ላይ ባለው በገጠሩ ማህበረሰብ በከተሞች ለመጓጓነት የሚያገለግል አንዱ የተሽከርካሪ አይነት ነው። ይህም በጣም ለሃገራችን አስፈላጊ ከሆኑት ውስጥ አንዱ ነው።

ህግ አስከባሪ የኢፌድሪ መከላከያ ሰራዊት የሀገሪቱን ዳር ድንበር እያስጠበቁ እያለ ሰላሟን እያስከበረ ያለ የኢትዮጵያ መከላከያ ሰራዊት ለሀገሪቱ ሰላም ብልጽግናና ልማትን የሚያስፋፋ ሰራዊት ሲሆን በጣም ለሀገሪቱ ጠቃሚና አስፈላጊ ነው።

የእቤት እቃወች በሀገራችን አሁን ላይ አሁን ለምሳሌ ብርጭቆው ለዉሃ መጠጫ ነጠላ መጠጫ እንዲሁም ለሻይ መጠጫ እየሆነ ያገለግላል ስለዚህ በጣም አስፈላጊ ናቸው የቤት እቃወች አሁን ላይ በሀገራችን መሰረት ናቸው።

ኤሌክትሮኒክስ ለምሳሌ ብናነሳ ድሽ ድሽ ማለት ከላይ ከቆርቆሮ ይሰቀላል ቴሌቪዥን እንድሁም የተለያዩ ጣቢያዎችን ይስባል ይህ እንግዲህ በተለይ በኢትዮጵያ በጣም አስፈላጊ ነው።

አትክልትና ፍራፍሬ በሀገራችን አትክልትና ፍራፍሬ በጣም አሪፍ ከሚባሉ ምግቦች ውስጥ አንዱ ሲሆን ለምሳሌ ሙዝ ብንወስድ ተልጦ የሚበላ የፍራፍሬ ዘር ሲሆን በጣም ለጤና አሪፍና ጤናን ለመጠበቅ ምቹ ነው ።

መጽሃፍት መሄትና ጋዜጣዎች ለምሳሌ መጽሐፍትን ብንወስድ ለምሳሌ የምናነሳው የተለያዩ የታሪክ መጽሐፍ ይህ ታሪክ ለአንዲት ሀገር መሰረት ናቸው። ታሪክን ማንኛውም ሰው እንዲያውቅ መጽሐፍን ያነባል።